በምስሉ ላይ የምንመለከተው ጫማ ሲሆን ከጫማው በታች ደግሞ ሳር አለ። ከሳሩም ማህል ደግሞ የተሰመረ ነጭ መስመር አለ።

በምስሉ ላይ የምንመልለከተው እጅግ አደገኛ እንዲሁም ደግሞ አስፈሪ ብዙ ወጣቶች ህይወታቸውን ያጡበት ሲሆን፤ ይሄ ደግሞ ስደት በህገወጥ መንገድ፣ በባህር ፣በተለያዩ ማንገዶች ከሀገር ለመውጣት የሚደረግ ጉዞ ነው።

በምስሉ ላይ የምንመለከተው በተለይም ደግሞ ለክርስቲያን አማኞች ትልቅ ዋጋ ያለው መስቀል ነው። ይሄ መስቀል በእንጨት የተቀረጸ ትልቅ የሆነ ጥበብን የያዘ ነው።

ይህ በምስሉ ላይ የምንመለከተው የወተት ዱቄት ሲሆን ኒዶ በመባል ይታወቃል ።ይህም ኒዶ በሞቀ ውሃ ላይ ዱቄቱን በመጨመር አንድ ላይ በማዋሀድ እንጠቀመዋለን ።

በምስሉ ላይ የምንመለከተዉ እጅግ ጥንታዊ የሆነ ህንፃ ወይም ደግሞ ግንባታ ሲሆን ይህም ግንባታ እስከ አሁንም ያለ ሲሆን ስያሜዉም ላሊበላ በመባል ይታወቃል።

በምስሉ ላይ የምንመለከተው ቤት ሲሆን ፤ ይህም በባህላዊ እና በዘመናዊ ተቀላቅሎ የተሰራ ሲሆን፤ ከላይ በጎጆ ከታች ደሞ በመስታዎት ያሸበረቀ ነዉ ማለት ነው።

በምስሉ ላይ የምንመለከተው እጅግ በጣም የሚያምሩ የተለያዩ ሞሰቦች ሲሆኑ እና እነዚህ ሞሰቦች የተሰሩበት ስሪት አንዱ ከአንዱ ለየት ብሎ ይገኛል። እንዲሁም እነዚህ ሞሰቦች ተቀምጠው ያሉት መንገድ ዳር ላይ ነው ።

በምስሉ ላይ የምንመለከተው ዜና ሲሆን ዜናውም አትኩሮቱ ስለ አሲዳማ አፈር መሆኑን እንመለከታለን። አሲዳማ አፈር በመሆኑ ምንም እህል እየተሰጣቸው ወይም እያገኙ አለመሆኑን ያሳያል።

በምስሉ ላይ የምንመለከተው አጠር መጠን ያለች መቀመጫ ወንበር እንዲሁም ደግሞ ጠረጴዛ ነች ። ጠረጴዛዋም ከለሯ ወደ ቡኒ በመሄዱ በጣም የምትስብ እና የምታምር ነች።

በምስሉ ላይ የምንመለከተው እጅግ በጣም የሚያምር የተዋበ መልከአምድሩም የሚያጓጓ ቦታ ሲሆን አቀማመጡም ተራራማ እንደሆነ ያስታውቃል። እንዲሁም ደግሞ እላዩ ላይ የሰብል ምርቶች አሉበት።

በምስሉ ላይ የምንመለከተው ዜና ሲሆን ዜናውም የተፈጥሮ ማዳበሪያ ዝግጅት ላይ ያተኩራል በክልሉም ስልሳ ስድስት ሚሊዮን ሜትር ኪዩብ የተፈጥሮ ማዳበሪያ ለማዘጋጀት እንደታቀደ የሚናገር ዜና ነው።

በምስሉ ላይ የምንመለከተው የአማራ አቀፍ ልማት ማህበር አርማ ወይም ደግሞ ልዩ ምልክት ነው። በአርማውም ደግሞ ሰብል አረንጓዴ ተክሎች እንዲሁም ደግሞ ርግቦችን እንመለከታለን።

በምስሉ ላይ የምንመለከተው እጅግ በጣም የሚያስጎመጅ ብሉኝ ብሉኝ የሚል የኢትዮጵያ የአብዛኛው ሴት ሞያ የሚታይበት ዶሮ ወጥ ነው። ዶሮ ወጡ ላይ እንቁላል ይታይበታል ።

በምስሉ ላይ እንደምንመለከተው እጅግ በጣም የሚያምር፣ መንፈስን የሚያድስ፣ ሃሴትን የሚሰጥ ስፍራ ሲሆን፤ ስፍራውም አረንጓዴ እና የመዋኛ ገንዳ ያለው ስፍራ ነው።

በምስሉ ላይ የምንመለከታቸው እጅግ ብዙ የሆኑ ለምግብነት የሚውሉ አታክልቶች ሲሆኑ ከአትክልቶቹ መሀል አንድ ካሮት ነው። ይህንን ካሮት ደግሞ አንድ አባት በእጁ ይዞ በምስሉ ላይ ይታያል።

በምስሉ ላይ የምንመለከተው የተክል አይነት ሲሆን ፤ ይህም ተክል ለምግብነት የሚያገለግል ሲሆን ስኳር ድንች ይባላል ። ስኳር ድንች እንደሌላው አይደለም ምክንያቱም በተፈትሮው ጣፋጭነት ስላለው።

ይሄ በምስሉ ላይ የምንመለከታት እጅግ በጣም እምታምር አንዲት እንስት ስትሆን ፤ እንስቷም ሹሩባዋን የተሰራች፣ በአንገቷ ላይ ጌጦች ያደረገች እንድሁም ደግሞ በባህል ልብስ ያሸበረቀች ነች::

በምስሉ ላይ የምንመለከታቸው አራት ሰዎች በጀልባዎቻቸው ላይ ሆነው፣ እየቀዘፉ እና እየተዝናኑ፣ እየተናፈሱ የሚያሳይ ምስል ነው።

በምስሉ ላይ የምንመለከተዉ እጅግ በጣም የሚያምር የእደ ጥበብ ዉጤት ሲሆን ይህም የእደ ጥበብ ዉጤት በሰፌድ ላይ የተሰራ በጣም የሚያምር ስራ ነዉ።

በምስሉ ላይ የምንመለከተው ከመጠጥ አይነቶች የሚመደብ የመጠጥ አይነት ሲሆን ፤ በራሱ ለየት ያለ እቃ የሚቀርብ ሲሆን ብርሌ ይባላል። በዚህም ብርሌ ጠጅ ነው የሚቀርበው።

በምስሉ ላይ የምንመለከተው እንስሳ ሲሆን ፤ ይህ እንስሳ መኖሪያውን ያደረገው በዱር ነው ፤ ስለዚህ የዱር እንስሳ ነው ፤ ይህ እንስሳ በጣም ሯጭ እና ሲሮጥም በጣም ፈጣን መሆኑ ይታወቃል ፤ ስያሜዉም ከርከሮ በመባል ይታወቃል።

በምስሉ ላይ የምንመለከተዉ መጠጥ ሲሆን በመጠጡ ላይም ደግሞ ማንኪያ እንመለከታለን። ይሄ መጠጥ ደግሞ ከወተት አስተዋፅዖ የምናገኘዉ ሲሆን እርጎ በመባል ይታወቃል።

በምስሉ ላይ የምንመለከተው ከኋላ ነጭ መጋረጃ እንዲሁም ደግሞ በጣም እጂግ የተዋበ፣ የሚያምር አበባዎች ከፊት ለፊት ደግሞ መቀመጫ ቦታ ያለው ነው።

ይህ በምስሉ ላይ የምንመለከተው እጅግ በጣም የሚያምር የእጅ ጥበብ ያለበት ሲሆን፤ በቤቱ የተለያዩ የእጅ ስራዎች፣ ሰፌዶች፣ ሶፋዎችን እና ለአይን የሚማርኩ ውብ ተክሎችን እናገኛለን።

በምስሉ ላይ የምንመለከታቸው አራት እንስቶች ሲሆኑ ፤ እንስቶቹም እጅግ በጣም ተውበው፣ አምረው፣ የባህል ልንሳቸዉን ለብሰው ይታያሉ።

ይህ በምስሉ ላይ የምትመለከቱት ዜና ሲሆን ፤ ዜናውም በደብረወርቅ ከተማ አንዲት በግ አምስት ግልገል መውለድን የተመለከተ መሆኑን እናስተውላለን።

በምስሉ ላይ የምንመለከተው ሰው ሰራሽ እቃዎች ሲሆኑ፤ አሁን ላይ ስልጣኔ ያመጣቸው እቃዎች ናቸው። እነዚህም ተንቀሳቃሽ ስልኮች በየአይነቱ በየድርጅቱ የተመረቱ እቃዎች ናቸው።

ይህ በምስሉ ላይ የምንመለከተው ተሽከርካሪ፦ ባለአራት ጎማ እንዲሁም ደግሞ አራት ሰዎችን መያዝ የሚችል ተሽከርካሪ ነው። ተሽከርካሪውም በተለምዶ ስሙ ላዳ በመባል ይታወቃል።

በምስሉ ላይ የምንመለከታቸው ድንቅ ወጣቶች ክህሎታቸውን በአደባባይ እያሳዩ ሲሆን፤ እንዚህ ወጣቶች በባህል ልብሳቸው አምረውና አሸብርቀው እንዲሁም ዱላ ይዘው እንመለከታለን።

በምስሉ ላይ የምትመለከቷቸው ልጃገረድ ሴቶች በባህላዊ ጭፈራ እዬጨፈሩ ነው። ላጃገረዶቹም በወገባቸው ላይ የሚያስሩትን ቅጠል አስረው ለመጨፈር ይወጣሉ።

በምስሉ ላይ የምንመለከተው እጅግ ቅዱስ ስፍራ የሆነውን ቤተክርስቲያን ሲሆን፤ ምእመናኑም ለቤተክርስቲያኑ በሚመጥን መልኩ ለብሰው በዙሪያው ይታያሉ።

በምስሉ ላይ የምንመለከተው እጅግ በጣም የሚያምር ፣ የተዋበ፣ ያጌጠ ስፍራ ሲሆን፤ በስፍራውም የተለያዩ አበባዎች ፣ ደመቅ ያሉ መብራቶችንና መቀመጫዎችን ይዟል።

በምስሉ ላይ የምንመለከተው የምርጫ ሳጥን ወይም ኮረጆ ሲሆን ይህም ሰውዬ የፈለገውን መርጦ እዛች ሳጥኗ ውስጥ ሲከት እንመለከተዋለን።

በምስሉ ላይ የምንመለከተው እጅግ በጣም የሚያምር ስፍራ ሲሆን፤ እጅግ በጣም የሚያምር ፏፏቴ እንዲሁም ደግሞ እጅግ በጣም የሚያምር አረንጓዴ የሆነ ቦታ ሲሆን ቦታውም ላይ ደግሞ አለት የሚመስሉ ድንጋዎች ይታዩበታል።

ይሄ በምስሉ ላይ የምንመለከተዉ የሰዉ ግንባር ሲሆን በግንባሩም ላይ የተነቀሰዉ ንቅሳት አለ። ንቅሳቱም ክብ እና ጨረት ጨረት ያለበት ነዉ።

በምስሉ ላይ የምንመለከተው እንስሳ ሲሆን ይህ እንስሳ የዱር እንስሳት ውስጥ የሚመደብ ነው ። ይህ እንስሳ በጣም ግዙፍ ትልቅ ነው ። እንዲሁም ደግሞ ቅጠል በሊታ ወይም ደግሞ ሳር በሊታ ነው ።የእንስሳው ስም ዝሆን በመባል ይታወቃል ።

በምስሉ ላይ የምንመለከታቸው ወጣቶች በመድረክ ላይ ሥራዎቻቸውን እያቀረቡ ነው ፤ ይህም ስራዎቻቸው ደሞ የጭፈራ ወይም ደሞ የዉዝዋዜ አቅማቸዉን እያሳዩ እንመለከታለን ።

በምስሉ ላይ የምንመለከተው ማስታወቂያ ሲሆን ይህም ማስታወቂያ ሮኆቦት ኤሌክትሮኒክስ ጥገና ማሰልጠኛ ተቋም መሆኑን ይገልጻል። ተቋሙ የሚሰጣቸው የስልጠና መስኮችን ዘርዝሯል። እንድሁም ደግሞ አድራሻውን የሚገኝበትን ስልክ ቁጥሮችንም አስቀምጧል።

በምስሉ ላይ የምንመለከተው ትንሽ በቁጥር በዘት ያሉ ጎጆ ቤቶች እንዲሁም ደግሞ አንዳንድ ዛፎችን እንዲሁም እንስሳቶች ይታያሉ። ይህ ቦታ ከቦታውም ስንመለከት ገጠራማ ቦታ መሆኑን እንመለከታለን።

በምስሉ ላይ የምንመለከተው በአንድ ቤት ውስጥ ሆነው ፣የስፖርት መሳሪያዎች ተሟልተውላቸው እዛው ቦታ ላይ ስፖርት የሚሰሩ ስፖርተኞችን ነው። ይህም የአካል እንቅስቃሴ ለጤናም እንዲሁም ለጉልበትም በጣም ጠቃሚ ነው።

በምስሉ ላይ የምንመለከተው እጅግ በጣም የሚያምር ስፍራ ሲሆን ስፍራው ላይም እህል በቅሎበት እንመለከታለን እንዲሁም ደግሞ የመሬት አቀማመጡ ወይም መልካምድሩ እጅግ በጣም በሚስብ ሁኔታ ያለ ስፍራ ነው።

ይሄ በምስሉ ላይ የምንመለከተዉ የትምህርት ሚኒስቴር አርማ ወይም ደግሞ ልዩ ምልክት ሲሆን የትምህርት ሚኒስቴር አርማዉ ላይ ደብተር የሚመስል የተገለጡ አሉ።

በምስሉ ላይ የምንመለከታቸው ቀይ ኮፍያ ያደረጉ ኢንዲሁም የኢትዮጵያን ኩሩ የፖሊስ ልብስ የለበሱ ሰዎች ናቸው። እነዚህ ፖሊሶች ህግን ለማስከበር ቆርጠው የተነሱ ናቸው። እንዲሁም በእጆቻቸው መሳሪያ ይዘዋል።

በምስሉ ላይ የምንመለከተዉ እጅግ በጣም የሚያምር ስፍራ ሲሆን ፤ በስፍራዉም ሁለት ሰዎች ተገኝተዋል። ከሁለቱም ሰዎች አንዱ በጣም ከነጣው ውይም ደስ ከሚለው ውሃ እየተጎነጨ ይገኛል ።

በምስሉ ላይ የምንመለከተው ሁለት ወጣት ሰዎችንና እንዲሁም በመጋዘን ውስጥ የተቀመጠ በርከት ያሉ ባለ ሶስት እግር ተሽከርካሪዎች ወይም ደግሞ በተለምዶ ባጃጅ ብለን የምንጠራቸው የተሽከርካሪዎች መጋዘን ነው።

በምስሉ ላይ የምንመለከተው እጅግ የሚያምር የተዋበ የወንድ አልባስ ሲሆን ይህ ባህላዊ አልባስ ሙሉ ለሙሉ ቀለሙ ነጭ ሲሆን ከቀይ ቀለም ጋር ደግም የቀየጠ ነው ።

በምስሉ ላይ የምንመለከተው እጅግ በጣም ያማረ እና የተዋበ የሀይማኖት ስርአት ሲሆን ይህም የሀይማኖት ስርአት በአደባባይ ላይ ሁሉም ምእምናን ወጦ ፈጣሪውን እያመሰገነ ሚሰግድበት ጊዜ መሆኑን ያሳያል ።

በምስሉ ላይ የምንመለከተው እጅግ ድንቅ የሆነን የተፈጥሮ ውበት የሚገልፅ ነው። ይሄ ስፍራ ተራራም አለው፤ እንዲሁም ደግሞ ከተራራው በስተጀርባ የፀሐይን ግባት ወይም ጥልቀት እንመለከታለን።

ይህ በምስሉ ላይ የምንመለከተው የኢፌዴሪ ትምህርት ሚንስቴር ህንፃ ነው ። ይህ ህንፃ ብዙ የትምህርት ነገሮች የሚሰሩበት ቦታ እንደመሆኑ መጠን የሚገኘውም ደግሞ በዚሁ በመዲናችን አዲስ አበባ ነው ።

በምስሉ ላይ የምንመለከተው የውጤት ካርድ ሲሆን በካርዱም ላይ የተለያዩ የትምህርት አይነቶች ስም ዝርዝር አለበት። እንዲሁም ከስም ዝርዝሩ ጎን ያስመዘገቡበት ውጤት አለ። በምስሉ ላይ እንደምንመለከተው ደግሞ አልተዘዋወረችም የሚል ማህተም አለ።

በምስሉ ላይ የምንመለከተዉ እጅግ በጣም የሚያምር ቦታ ሲሆን ይሄን ቦታ ዘመናዊን ከባህላዊ ጋር በማቀላቀል የተገነባ ቦታ ነዉ። ቦታዉም ላይ የተለያዩ የዉኃ አካላት እንዲኖሩበት ተደርጓል።

በምስሉ ላይ የምንመለከተው ጎጆ ቤት ሲሆን ከጎጆ ቤቶቹም አጠገብ የተለያዩ ዛፎች አሉ። እነዚህ ጎጆ ቤቶችም ለተለያዩ ሰዎች መኖሪያነት ያገለግላሉ።

በምስሉ ላይ የምንመለከታቸው የጤና ባለሙያዎች ሲሆኑ እነሱም ብለሙያዎች በማይክሮእስኮፕ የተላያዩ ነገሮችን እየተመለከቱ ይገኛሉ:: በዚህም መሳሪያ ተጠቅመው ካዩ በሁላ ችግሮችን ለመፍታት ይረዳችዋል::

በምስሉ ላይ የምንመለከተው ቦታ እጅግ የሚያምር የሚስብ እና አሪፍ የሆነ ቦታ ነው ። ቦታውም ላይ የተለያዩ መቀመጫዎች እና ጠረጴዛዎች አሉ እንዲሁም ደግሞ ወደ ቡና ብሎ የተፃፈ ጽሑፍም አለ።

በምስሉ ላይ የምንመለከተው ምግብ ሲሆን ይህ ምግብ ሳምቡሳ በመባል ይታወቃል ።ይሄ ምግብ በዱቄትና ወይ ምስር ወይም ደግሞ ሩዝን በመክተት የሚሰራ ስራ ነው።

በምስሉ ላይ የምንመለከተው እጅግ በጣም የሚያምር ረከቦት ሲሆን ከረከቦቱም በላይ ደግሞ ሲኒዎች በስነስርአት ተደርድረው ይገኛሉ ሲኒዎችም ላይ ቡና እየተቀዳ ሲሆን ከጎኑም ደግሞ እጣን እየተጫሰ መሆኑን ያሳያል።

በምስሉ ላይ የምንመለከተዉ ስፍራ ተራራማ ስፍራ ሲሆን በተራራማ ስፍራዉም ሁለት ዛፎች ይገኛሉ። እንዲሁም ደግሞ ከበስተ ጀርባ ጉም የወረደ ወይም ደግሞ ደመና ወደ ታች ወርዶ አካባቢዉን የሸፈነ ይመስላል።

በምስሉ ላይ የምንመለከተው እጅግ በጣም የሚያምር ቦታ ሲሆን ቦታውም ወንዝ ያለበት ከወንዙም ደግሞ የሚወጣ እንፋሎት ያለበት እንዲሁም ደግሞ በአረንጓዴ የተከበበ ቦታ ነው ። ይህ ቦታ አባይ በመባል ይታወቃል ።

በምስሉ ላይ የምንመለከተው ምግብ ሲሆን ምግቡም ሦስት አይነቶችን ይዟል። እንሱም ፦ ሰላጣ፣ ቀይስር እና ክክ ናቸው። እዲሁም ደግሞ ይሄንን በማጣከሽ በእንጀራ አድርገን ይበላ ዘንድ እንጀራም አለ ::

በምስሉ ላይ የምንመለከተው ጫማ የሴት ጫማ ሲሆን ጫማው ከፊትለፊት በኩል ሾል ያለ፤ እንዲሁም ትንሽ ቁመት የሚጨምር ጫማ እንደሆነ የሚያሳይ ምስል ነው።

በምስሉ ላይ የምንመለከተው በርካታ ሰዎች አንድን ቤት አንድ ላይ ሆነው ሲገነቡ ነው። ይሄ ቤት ደግሞ የሚገነባው ከጭቃ ነው። ጭቃውን እያቦኩ እየመረጉ ሲለጥፉት እንመለከታለን።

በምስሉ ላይ የምንመለከተው አንድ ጎልመስ ያለ ሰውየ ነጭ ልብስ ለብሶ፤ ጠበንጃውን ይዞ፤ በኩራት ቁሞ ይገኛል ።በምስሉ ላይ እንደምንመለከተው ሙዚቃን እነሞዘቀ የሚመስል ሁኔታ ይታይበታል ።

በምስሉ ላይ የምንመለከታቸው ወጣቶች ስራቸውን፣ ክህሎታቸውን ውጠው በመድረክ ላይ እያሳዩ ይገኛሉ። ወጣቶቹም በጣም የሚያምር ባህላዊ አለባበስ በመልበስ ጭፈራዎቻቸውን እያካሄድ ነው።

በምስሉ ላይ የምንመለከታቸው ሰዎች የደቦ ስራ ወይም የአንድነትን ስራ በመስራት ላይ ይገኛሉ። ብዙ ወንዶችም ሴቶችም ያሉበት ስራ ሲሆን ወንዶቹ በመቆፈር ሴቶቹ በመነቃቀል እያገዟቸው ነው ።

በምስሉ ላይ የምንመለከታት አንድት እጅግ የምታምር እንስት ሴት ስትሆን እንስቷም የባህል ልብሷን ለብሳ ትገኛለች። እንድሁም በእጇ የአደይ አበባን ይዛ ትገኛለች።

ይሄ በምስሉ ላይ የምንመለከተው ለምግብነት የሚያገለግል እጅግ በጣም ጣፋጭ የሆነ የምግብ አይነት ሲሆን፤ የምግቡም ስያሜ ባቅላባ በመባል ይታወቃል። እንደምታዩትም ደግሞ በሚያምር ሁኔታ ተቆራርጦ ይቀርባል።

በምስሉ ላይ የምንመለከተው አንድ ልጅ በጣና ሀይቅ ላይ ጀልባውን እየቀዘፈ ሲጓዝ እንመለከታለን። በጣና ሐይቁ በስተኋላ በኩል በደን ጥቅጥቅ ብሎ የሞላ ቦታ ይታያል።

በምስሉ ላይ የምንመለከተው እፅዋት ሲሆን እፅዋቱ አረንጓዴ አበባ መሰል ገፅታ አለው። በእፅዋቱ ላይ ደግሞ ወይነ ጠጅ ከለር ያለበት ቅጠልም አብሮት ይገኛል።

በምስሉ ላይ የምንመለከተው የኢፌዴሪ መከላከያ ሰራዊት አድስ የተሻሻለው ወታደራዊ የማዕረግ ደረጃዎች ናቸው። እነዚህ የማዕረግ ደረጃዎች መለዮ ብለን የምንጠራቸው ወይም ደግሞ በወታደሩ ትከሻ ላይ የምናገኛቸው ናቸው።

በምስሉ ላይ የምንመለከተው በሰፊ ሜዳ ላይ ብዙ ፈረሶችን የሚጋልቡ ሰዎች እና እኒህም የሚጋልቡት ሰዎች የኢትዮጵያን ሰንደቅ ዓላማ በእጃቸው ይዘው መሆኑን ያሳያል።

ይሄ ቀምስሉ ላይ የምንመለከተው የሰርግ ስነስርአት ሲሆን ይሄ የሰርግ ስነስርአት የሚካሄደው በቤተክርስቲያን ነው። ታዲያ ከኋላ ያሉትም ሰዎች እነዚህን ሙሽሮች የተለያዩ ደቀመዝሙሮች እያጀቧቸው ይገኛሉ።

በምስሉ ላይ የምንመለከተው ዛፍ ሲሆን ይህም ዛፍ ቀጫጭን የሆኑ አረንጓዴ ቅጠሎችን የያዘ ነው። ይሄ ዛፍ ስያሜውም ደግሞ ዝግባ ይባላል።

በምስሉ ላይ የምንመለከታቸው ሰዎች በ እስፖርት ቦታዎች ላይ የተገኙ ሰዎች ሲሆን የእስፖርት ትጥቃቸውን አድርገው ስፖርት ሰርተው የተቀመጡ ይመስላል

በምስሉ ላይ የምንመለከተው እጅግ ታላቅ ሠው በአንድ ወቅትም የኢትዮጵያ ብሔራዊ ቡድንን በማሰልጠን እስከ ውጪ ድረስ ይዞ መንቀሳቀስ የቻለ ታላቅ ና ድንቅ ሰው ነው ይህ ሰው ሰውነት ቢሻው ይባላል።

በምስሉ ላይ የምንመለከተው ብዙ ጊዜ በቤት ውስጥ የተለያዩ እቃዎቻችንን በመደርደሪያ ቁጭ አድርገን የምናስቀምጥበት እቃ ሲሆን ይህም እቃ ብፌ በመባል ይታወቃል።

በምስሉ ላይ የምንመለከተው ፍራፍሬ ሲሆን ይህ ፍራፍሬ ቅጠሉ አረንጓዴ ሲሆን ፍሬው ደግሞ ቀይ የሚባላ ነው። ይህ ፍራፍሬ ስሙ እንጆሪ በመባል ይታወቃል።

በምስሉ ላይ የምንመለከተው የትምህርት ሚኒስትር መለያ ወይም ልዩ ምልክት ወይም ደግሞ አርማ ብለን የምንጠራው ነው። ይህም ደግሞ በውስጡ ደብተርን ያዘለ ነገሮች አሉበት።

ይህ በምስሉ ላይ የምንመለከተው ሁለት እንስቶችን ሲሆን ሁለቱም እንስቶች ተቃቅፈው ሳቂታ ሁነው ደስታቸውን እየገለፁ ነው። ከነሱም በስተጀርባም ደሞ አባይ ወንዝ እንዳለ ምስሉ ይገልፅልናል።

ይህ በምስሉ ላይ የምንመለከተው የጠቅላይ አቃቢ ህግ ልዩ የሆነ ምልክት ወይም ደሞ አርማው ነው። በአርማው ላይም እንደምንመለከተው ፍትሀዊነትን ወይም ደሞ እኩልነትን የሚያሳይ ምስል በውስጡ ይዟል።

በምስሉ ላይ የምንመለከታት አንድት ቆንጆ የምታምር እንስት ሴት ስትሆን እንስቷም በባህላዊ ልብስ እጅግ አምራና ደምቃ ትታያለች። እንስቷም በእጆቿ የጠጅ ብርሌን ይዛ ትገኛለች።

በምስሉ ላይ የምንመለከተው እጅግ በጣም የሚያምር ተፈጥሮ የቸረችልን ጸጋ ሲሆን ጸጋውም ወንዝ እንድሁም ተራራ በደን የተሞላ ወይም ደግሞ አረንጓዴ ሁኖ የሚታይ ቦታ ነው።

በምስሉ ላይ የምንመለከተው ዜና ሲሆን ይህ ዜና አጽኖት ሰጥቶ የሚያወራው ስለ በጎ ፍቃድ አገልግሎት ነው። ይህም በጎ ፍቃድ አገልግሎት ላይ ነፃ ምርመራ እየተሰጠ መሆኑን የሚያሳውቅ የዜና መልእክት ነው።

በሚስቱ ላይ የምንመለከተው የድሮ ፎቶ ሲሆን በዚህም ፎቶ ግማሾቹ አባቶች ትልቅዬ ማሠሮ ተሸክመዋል። እንዲሁም ደግሞ እንጨትም የያዘ ሰው አንመለከታለን። በተለይም ደግሞ አንዲት አህያ ማሰሮውንም ሰውንም ተሸክማ እንመለከታለን።

በምስሉ ላይ የምንመለከተው የተለያዩ ፍራፍሬዎች ናቸው። ከፍራፍሬዎችም አንዱ፣ ሙዝ፣ ሀብሀብ ፣ማንጎ ፣ብርቱካን ፣አናናስ አፕል የመሳሰሉት ይገኙበታል።

በምስሉ ላይ የምንመለከተው የጸደይ ባንክ ልዩ መለያ ወይም ደግሞ ባንዲራ ወይም አርማ ነው። ጸደይ ባንክ ላይ እንደሚታወቀው የጸደይ አበባ ፈግታ ትታያለች። እንዲሁም ደግሞ የሁሉም ባንክ የሚል መልእክትም አስተላልፈዋል።

በምስሉ የምንመለከተው እጅግ በጣም የሚያምር ህንፃ ሲሆን ከህንፃው ውስጥም የተለያዩ መኪናዎች ይገኙበታል። ህንፃውም በተለያየ መብራቶች ያማረ እና ያሸበረቀ ነው።

በምስሉ ላይ የምንመለከተው ምግብ ሲሆን ይህም የምግብ ዓይነት እንጀራ በሽሮ ይባላል። ይህም ሽሮ በሸክላ የቀረበ ሲሆን ከአጠገቡም ደግሞ ማንኪያ አለው።

በምስሉ ላይ የምንመለከተው ምግብ ሲሆን በምግቡም ላይ ደግሞ ቢላ አለ። እንዲሁም ደግሞ ከአጠገቡ ኮባ ወይም የኮባ ቅጠል አለ። ይህ ምግብ ብዙ ጊዜ በገጠራማው ክፍል የሚቀርብ ሲሆን ስሙም ቆጮ በመባይ ይታወቃል።

በምስሉ የምንመለከታት አንድት ቆንጆ የሆነች ወጣት በጣም የሚያምር የባህል ልብስ ለብሳ አምራ ደምቃ አሸብርቃ በመጨፈር ላይ ትገኛለች።

በምስሉ ላይ የምንመለከተው እንጨት መሳይ ነገር አለ ይህ እንጨት መሳይ ነገር በተለምዶ መፋቂያ ብለን የምንጠቀምበት ሲሆን ይህን መፋቂያ ጥርሶቻችንን ለማጽዳት ጥርት ለማድረግ ይጠቅመናል።

በምስሉ ላይ የምንመለከታት አንድት ሴት ስትሆን ሴቲቱም በባህላዊ ልብስ አምራለች። ሴቲቱም ደግሞ በሙዚቃ መሳሪያ እየተጫወተች ነው። ይህም የሙዚቃ መሳሪያ ክራር ይባላል።

በምስሉ ላይ የምንመለከተው የመጫወቻ ቦታዎች ሲሆን እነዚህ የመጫወቻ ቦታዎች ላይ ወላጆች ልጆቻቸውን በማምጣት እንዲዝናኑ ወይም ደሞ ፈታ እንዲሉ ያደርጓቸዋል።

በምስሉ ላይ የምንመለከታቸው በጣም ትናንሽ ልጆች ሲሆኑ ትናንሽ ልጆቹ የገና ጨዋታ ኳስን የሚነዱበት መጫወቻ በእጆቻቸው ይዘዋል።

በምስሉ ላይ የምንመለከተው አራት ሰዎች እንድሁም አስተራረሱ በጣም የሚያምር የእርሻ መሬት በስተኋላ ደግሞ ጥቅጥቅ ያለ ደን እንድሁም ደግሞ ተራሮች ይገኙበታል።

በምስሉ ላይ የምንመለከተው የሹርባ አይነት ሲሆን ሹርባው ወደጎን በሁለቱም አቅጣጫ የሚለቀቅ አይነት ፋሽን ያለው ነው።

በምስሉ ላይ የምንመለከተው ሁለት ሰዎች ሲሆን እነዚህ ሰዎች አንዱ በስራ ላይ ያለ ሲሆን አንዱ አ ደግሞ በመመልከት ላይ ትገኛለች። በስራ ላይ ሽመና ባለሙያ ስለሆነ እየሸመነ ይገኛል።

በምስሉ ላይ የምንመለከተው ዜና ሲሆን ዜናውም አትኩሮቱ ጥምቀትን በጎንደር በሚል ርዕስ ነው። በቦታውም ደሞ እጅግ በጣም አሸብርቀው እንዲሁም አምረው አምላካቸውን እያመሰገኑ ይታያል።

በምስሉ ላይ የምንመለከተው ጃካራንዳ ሆቴልን ሲሆን ጃካራንዳ ሆቴልም የተለያዩ አገልግሎቶች ለደንበኞቻቸው ይሰጣሉ። ምስሉ ላይም የተለያዩ እጽዋቶች አረንጓዴ ቦታዎች አሏቸው።

በምስሉ ላይ የምንመለከተው እጅግ ዘመናዊ ፎቅ ሲሆን ይህ ፎቅ ጎንደር ፕላዛ ሆቴል በመባል ይታወቃል ።ይህ ሆቴል የተለያዩ አግልግሎቶች ለደንበኞቻቸው ይሰጣል።

በምስሉ ላይ የምንመለከተው በምርጫ ጊዜ የሚደረጉ አንዳንድ ገለፃዎች ነው። ከዚህም ጋ የምንመለከታቸው ሰዎች ለሰዎች ገለፃን በማድረግ ላይ ይገኛሉ።

በምስሉ ላይ የምንመለከተው እቃ የቤት ውስጥ እቃ ሲሆን ለየት ያለ ስሪትም አለው። ፊታችንን ማየት እንድንችል ተደርጎ የተሰራ ስሪት አለው።

በምስሉ ላይ የምንመለከተው ከስንደዘር የምናገኘው ምግብ ሲሆን የዚህም ምግብ ስም መኮረኒ ይባላል። መኮረኒው እጅግ በጣም እንዳምር የተለያዩ ቅመሞች እንድሁም ቲማቲም ቃሪያ አለበት።

በምስሉ ላይ የምንመለከተው በጣም በርከት ያሉ የታሸጉ እህሎች እንዲሁም ደግሞ ሰውን ለመርዳት የተዘጋጁ የቀይ መስቀል አርማ ያለበትን የለበሱ ሰዎች እንዲሁም ደግሞ ብዙ ህዝቦችን እንመለከታለን።

በምስሉ ላይ የምንመለከተው እጅግ በጣሊያን የሚያምር የተፈጥሮ ውብ ገጽታ የሆነው አንዱን ተራራ ነው ከተራራው በተጨማሪ ደግሞ አረንጓዴ የሆኑ ቅጠሎችን እንመለከታለን።

በምስሉ ላይ የምንመለከተው የተለያዩ እጽዋቶች ሲሆኑ ዕፅዋቶቹም በየከለራቸው ይለያያሉ። ረዘም ያሉት ዕጽዋቶች አረንጓዴ ሲሆኑ እዚህ ፊት ለፊት ያሉት ደግሞ ቀይ የሆነ ከለር አላቸው።

በምስሉ ላይ የምንመለከተው ቤተ መፅሃፍት ሲሆን በቤተ መፅሃፍቶቹ ሁሉም መፃህፍቶች እጅግ በሚያምር ሁኔታ ተደርድረው ይገኛሉ። በዛም ደግሞ ተጠቃሚዎች መጠው እርስ በእርሳቸው እየተረዱ የሚተጋገዙበት ቦታ ነው።

በምስሉ ላይ የምንመለከተው በጣም ደስ የሚሉ የሚስቁ አሻንጉሊቶች ምስል ያለበት ትንሽየ ጫማ ነው። ጫማውም ለህፃናት ተብሎ የተሰራ ነው።

በምስሉ ላይ የምንመለከተው የስራ ማስታወቂያ ሲሆን የስራውም ማስታወቂያ ላይ አንዲት እንስት ሴት የአቢሲኒያ ባንክ የገንዘብ ማውጫ ካርድ ይዛ ትገኛለች። ይህም የስራ ማስታወቂያ ስለ አቢሲኒያ ባንክ ነው።

ይህ በምስሉ ላይ የምንመለከተው እጽዋት ሲሆን ይህም እጽዋት አረንጓዴ ነው። ይህ እጽዋት ልክ እንደሰብልም ነው። ይህም ማለት እንደምግብነት ከምንጠቀምባቸው አንዱ ነው።

በምስሉ ላይ የምንመለከታት አንድት እንስት ሴት እጅግ ቸውባና አምራ ደምቃ በሀገር ልብስ ተውባ እናገኛታለን። ከሀገር ልብስ በተጨማሪ የተሰራችው የጸጉር ስሪት በባህላዊ መንገድ መሆኑ እጅግ አሳምሯታል

በምስሉ ላይ የምንመከተው እጂግ በጣም ያጌጠ ቦታ ሲሆን ቦታውም ላይ አበባዎች መጋረጃወቻቸው ደግሞ ትልፍልፍ ሰርተው እንመለከታቸዋለን። እንዲሁም ነጭ ወንበርም አለ።

በምስሉ ላይ የምንመለከተው እጅግ በጣም የሚያምር ዘመናዊ ቤት ሲሆን ቤቱም አልጋ አለው፣ ሶፋ አለው፣ ቴሌቭዥኖችም አሉት። ቀለሙም በጣም ያሸበረቀ ለአይን ደግሞ የሚስብ ነው።

ይህ በምስሉ ላይ የመመለከተው በርከት ያሉ ተሽከርካሪዎች ሲሆኑ እነዚህም ተሽከርካሪዎች ብዙኃን ህዝብ ይዘው ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ያገለግላሉ

በምስሉ ላይ የምንመለከተው እፅዋት ወይም ደግሞ አረንጓዴ ተክለ የምንለው ሲሆነ አረንጓዴ ተክሉ ቅጠሉ ሰፋፊ የሆኑ ቅጠሎች አረንጓዴ ቅጠል የያዘ ሲሆን በውስጡ ደግሞ በጣም የሚያምርና ነጭ የሆነ አበባ አለው።

በምስሉ ላይ የምንመለከተው ሁለት አጅግ የሚያምሩ ህፃናት የባልህል ልብስ ልብሰው አየተጎራረሱ አናም በመካከላቸው ያለውን ፍቅርና መተሳስተብ የሚያሳይ ምሰል ነው።

በምስሉ ላይ የምንመለከታቸው እንስት ሴት ወጣት ልጆች አምሮባቸው የባህላዊ ዣንጥላ ይዘው የባህላዊ አልባሳት ለብሰው የራሳቸውን ስራ በመድረክ ላይ እያቀረቡ ይገኛሉ።

በምስሉ ላይ የምንመለከተው ቤት ሲሆን ይህ ቤት ለመኖሪያ ወይም ደሞ ሰዎች ሊኖሩበት የተሠራ አይነት ቤት ነው። ከቤቱ ውጭ በኩል ደሞ የተለያዩ ዕጽዋቶች ይገኙበታል።

በምስሉ ላይ የምንመለከተው ሁለት እህቶቻችን የአባቶቻችን እግር እያጠቡ እንመለከታለን። ይህ ደግሞ ማህበረሰቡ ምን አይነት ትስሰርነትና ፍቅር እንዳለ የሚገለጽ ምስል ነው።

በምስሉ ላይ የምንመለከተው በባህላዊ መንገድ የሚሰራ ሰፌድ ሲሆን ይህም ሰፌድ እጅግ ውብና የሚያምር ለአይን የሚስብ መሆኑን እንመለከታለን።

በምስሉ ላይ የምንመለከተው የቤት እቃ ከምንላቸው ዘርፍ ውስጥ የሚመድበው አንዱ ቁምሳጥን ነው። ቁም ሳጥን ውስጥም የተለያዩ መጽሐፎች እንድሁም ጫማዎች ተቀምጠውበት እንመለከታለን።

በምስሉ ላይ የምንመለከተው በርከት ያሉ የቤተ ክርስቲያን ሰዎች ሲሆኑ ከቤተክርስትያኑ ሰዎች አባ መስቀል በማሳለም ላይ እንዳሉ ያሳያል ፤ እንዲሁም አንዲት ልጅ እግራቸው ላይ ተደፍታ ፥ ተንበርክካ ትገኛለች።

በምስሉ ላይ የምንመለከተው ተፈጥሮ ከቻረቻችን አንዱ የሆነው አረንጓዴ ተክል ሲሆን አረንጓዴ ተክሉ አናት ላይ ነጭ የሆኑ የተዘረጉ ቅጠሎችን እንመለከታለን እንዲሁም እንቡጥ ፍሬዎችን የያዘ ተክል ነው።

በምስሉ ላይ የልብ ቅርስ ምልክት እንድሁም እናት የሚል ጽሑፍ በመካከል ደግሞ ሁለት ወጣቶች ከነሱም በኋላ ደግሞ ጎንደር የሚል ጽሑፍ የተጻፈበትን ግንባታ እናያለን።

በምስሉ ላይ የሚንመለከታት አንዲት ወጣት እንስት አምራ ደምቃ ትታያለች። ያማረችዉም ደግሞ በባህል ልብስ ነው። የባህል ልብሱም ነጭና ቀይ ከለር ያለው ሲሆን ባንገቶቿም ደግሞ የተለያዩ እየጠየቄጦችን አድርጋ ትገኛለች።

በምስሉ ላይ የምንመለከተው እጅግ ማራኪ ቦታ ሲሆን ይህን ቦታ የመዋኛ ገንዳ እንዲሁም አረንጓዴ ተክሎች አሉበት። ሰላማችንን መንፈሳችንን የምናድስበት ቦታ ይመስላል ።

በምስሉ ላይ የምንመለከታቸው የህክምና ባለሙያዎች ሲሆኑ እነዚህ የህክምና ባለሙያዎች ለታካሚዋ ወይም ለበሽታ ለተጠቃችሁ ሴትየዋ ህክምናን በመስጠት ላይ ይገኛሉ።

በምስሉ ላይ የምንመለከተው አራት የዋሊያ ቢራ ጠርሙስ እንድሁም ደግሞ አነስ ብርጭቆ ቢራ ተቀድቶበት በስተጀርባው ደግሞ ሰፌድና የተበተነ ቆሎ ይገኝበታል።

በምስሉ ላይ የምንመለከተው እጅግ በጣም የሚያምር ስሪቱም ደግሞ ለየት ያለ መኖሪያ ቤት ሲሆን በመኖሪያ ቤቱ በረንዳም አረንጓዴ ሳሮች ይታያሉ ።

በምስሉ ላይ የምንመለከተው ቤት ሲሆን ይሄ መኖሪያ ቤት ምግብ መመገቢያ እንድሁም ደግሞ ዘና ብለን ተመቻችተን የምንቀመጥበት ሶፋ መስኮቶች ያሉበት ቤት ነው።

ይች በምስሉ ላይ የምንመለከተው እንስሳት ስትሆን ይቺ እንስሳት ብዙ አገልግሎቶችን የምትሰጥ ነች። ይቺም እንስሳ አንቁላል በመጣል አገልግሎት ትሰጣለች ደሮ ትባላለች።

በምስሉ ላይ የምንመለከታቸው እጅግ በጣም በረከት ያሉ ኮምፒውተሮች እና እንዲሁም ደሞ ተማሪዎች ናቸው። ተማሪዎችም ደሞ ለፈተና የተቀመጡ ይመሳሰላሉ ።

በምስሉ ላይ የምንመለከተው ገና መሬት ላይ ያልወረደ በእቅድ የተነደፈ ንድፍ ነው። በዚህም ንድፍ ላይ የምንመለከተው የባቡር ሀዲድ ግንባታ ነው።

በምስሉ ላይ የምንመለከተው እጅግ በጣም የሚያምሩ ወንበሮች እንዲሁም ጠረንጴዛዎች በዘመናዊ መንገድ አምረውና ደምቀው እንዲሁም ደግሞ የተለያዩ መጠጦች በስነስርዓት ተደርድረው ከኋላ ላይ ይገኛሉ ።

እሂ በምስሉ ላይ የምንመለከተው እጅግ የተዋበ እና ያማረ የምግብ መመገቢያ ስፍራ ነው። በመመገቢያውም ስፍራ የወይነ ጠጅ አበቦች ይታዩበታል።

በምስሉ ላይ የምንመለከተው ብዙ ጊዜ አባቶች ወይም ደግሞ ዘማሪዎች ይዘው ቋ ቋቋ የሚያረጉት መሳሪያ ሲሆን የመሳሪያውም ስም ጸናጽል በመባል ይታወቃል።

በምስሉ ላይ የምንመለከተው ሰፌድ ሲሆን ይህም ሰፌድ ስሪቱም ሆነ አሰራሩ በጣም ለየት ያለ የሚገርም ነው። ውስጡም ዛፍ የሚመስል ስዕልን የሚያሳይ ሰፌድ ነው።

በምስሉ ላይ የምንመለከተው አንድ መኖሪያ ቤት ሲሆን መኖሪያ ቤቱ አጠገብ የተለያዩ ትላልቅ ዛፎች ዛአሉ። ከዛፎቹ በስተጀርባ ደግሞ ተፈጥሮ የቸረችን ድንቅ ስጦታ ያለበት ተራሮች ይገኛሉ።

በምስሉ ላይ የምንመለከተው በስያሜው ጠመኔ ብለን የምንጠራው መገልገያ እቃ ሲሆን በዚህ እቃ የተለያዩ ጽሑፎችን በመጻፍ ለሰዎች መግለጽ እንድንችል ይረዳናል።

በምሰሉ ላይ የምንመለከተው ተክለ ሲሆን ብዙ ጠቀሜታ አለው። ለፊት ለፀጉር እና ብዙ ጠቀሜታዎች ይዟል። በተለምዶ እኛ እሬት ብለን የምንጠራው ይህ ተክለ ነው።

በምስሉ የምንመለከታቸው አንጋፋ ኢትዮጵያ የምታቀርባቸው አትሌቶች ሲሆኑ አትሌት ቀነኒሳ በቀለ እና ኃይሌ ናቸው። ሁለቱ ለአገራቸው ብዙ ሜዳሊያዎችን ይዘው አምጥተዋል።

ይሄ በምስሉ ላይ የምንመለከተው ዕቃ ከቤተ ውስጥ ዕቃ የምንመድበው ሲሆን በተለይም ደግሞ የተለያዩ ፍራፍሬዎችን ገዝተን ለመጠጣት የምንጠቀምበት መሳሪያ ነው።

በምስሉ ላይ የምንመለክተው አብዛኞቹ ሰወች የምናምንበት መስቀል ሲሆን መስቀሉንም ደግሞ አንዱ ወጣት እጅግ በአማረ ሁኔታ ይዞት የሚያሳይ ምስል ነው።

በምስሉ ላይ የምንመለከታቸው ሶስት ወንዶች ሲሆኑ ከወንዶቹም በስተጀርባ አንዲት ጎጆ ቤት አለች። ታዲያ እነዚህ ወንዶች እዛው አካባቢ በመቆም እህሉን እያበጠሩ ይገኛሉ።

ይህ በምስሉ ላይ የምንመለከተው ከወተት አስተዋጽኦ የምናገኘው ሲሆን ይህንንም ዕቃ በቅጠል አስቀምጠውት እንመለከታለን። ታዲያ ይህ ስያሜው ቅቤ ሲሆን ቅቤ ለብዙ አገልግሎቶች ይውላል።

በምስሉ ላይ የምንመለከተው እጅግ በጣም የሚያምር ዕቃ ሲሆን ይህም ዕቃ ከቤት ዕቃ ከምንላቸው ዘርፎች ውስጥ የሚመደብ ሲሆን ቁም ሳጥን በመባል ይታወቃል። ይህ ቁም ሳጥን የተለያዩ ልብሶቻችንን ለማስቀመጥ የምንጠቀምበት ስፍራ ነው።

ይሄ በምስሉ ላይ የምትመለከቱት ክቡር አንጋፋ የሆኑ በ ኢትዮጵያ አይረሴ የሆኑት የ ማህሙድ አህመድ ምስለን አንመለከታለን።

በምስሉ ላይ የምንመለከተው እጅግ ዘመናዊ የሆነ ወይም ደግሞ ቅንጡ ብለን የምንጠራቸው የቤት አይነቶች ሲሆኑ በቤቱም ላይ እንደምንመለከተው የተለያዩ የሚያምሩ መብራቶች እንዲሁም ደግሞ ልዩ የሆነ ደረጃዎች ከዛም ባለፈ ደግሞ ሥዕሎችን እንመለከታለን::

ይህ በምስሉ ላይ የምንመለከተው የአማራ ባንክ ለየት ያለ ምልክቱ ወይም አርማው ነው። አማራ ባንክ እንደሚታወቀው አሁንም ለህዝቦቹ አገልጋይ ባንክ ነው።

በምስሉ ላይ የምንመለከተው የቤት ማስጌጫ የሚሆን ስዕል ሲሆን ስዕሉም እጅግ በጣም ያማረ እና የተዋበ ነው ። የሚያሳየውም ጀበና እና ሲኒ ያለበትን ነው።

ከሰማይ የወረደ ፍርፍር ይሄ የመጽሃፉ ስያሜ ሲሆን መጽሃፉ በዉስጥ 14 አጫጭር ታሪኮችን የያዘ ነው። ይህም መጽሃፍ የተጻፈው በአዳም ረታ ነው።

በምስሉ ላይ የምንመለከተው እጅግ በጣም የሚያምር በዘመናዊ መንገድ የተሰራ ቁም ሳጥን ሲሆን ቁም ስጥኑም በመደበኛው የቤት እቃ ሲሆን የተለያዩ ልብሶችን እና እቃዎችን የምናስቀምጥበት ቦታ ነው።

ይሄ በምስሉ ላይ የምንመለከተዉ በረከት ያሉ ሰዎች የሚጠቀሙበት የቤተ-መፅሐፍት አገልግሎቶ የሚገኝበት ቦታ ነዉ። በቦታዉም ብዙ ሰዎች በመገኘት የየራሳቸዉን ስራዎች እየሰሩ እንመለከታለን።

በምስሉ ላይ የምንመለከተዉ ባለ ሁለት ጎማ ተሽከርካሪ የሆነ ወይም ደግሞ ቀለል ያለ መጓጓዣ ሲሆን መጓጓዣዉም የእግር መቀመጫዉን በማዞር የሚሰራ ነዉ።

በምስሉ ላይ የምንመለከተው መፃፍ ሲሆን ይህ መፃፍ ስያሜው የፁሁፍ ጥበብ መመሪያ በመባል ይታወቃል። አሳታሚውም ድርጅት ኩራዝ እንደሆነ ይታወቃል።

በምስሉ ላይ የምትመለከቱት እጅግ በጣም የሚያምሩ በባህል ልብስ ያሸበረቁ ከማሸብረቃቸውም በላይ የኢትዮጵያ ሰንደቅ አላማ ለብሰው ክራራቸውን ይዘው ሲያንጎረጉሩ የቆሙ ወንዶትን ምስሉ ያመላክታል።

በምስሉ ላይ የምንመከተው እጂግ በርከት ያሉ ሰዎች የራሳቸውን መፈክር ይዘው ጥያቄዎቻችውን እንዲሰማ የሚያቀርቡበት መንገድ ነው። እንደሆነ እንመለከታለን።

በምስሉ ላይ የምንመለከተው እጂግ በጣም የሚያምር ለም አፈር ወይም ደግሞ የእርሻ መሬት ነው። ከዚያም በላይ ደግሞ በጣም የሚያምር አረንጓዴ ቦታ የከበበው ስፍራ ነው።

በምስሉ ላይ የምንመለከተው መዋቢያ ወይም ደግሞ ጽዳት መጠበቂያ እቃዎች ከምንላቸው እቃዎች መካከል አንዱ ሲሆን ይህም እቃ ጸጉሮቻችንን ቆንጆ አድርጎ ውብ አድርጎ ንጹሕ አድርጎ ለማጠብ የምንጠቀምበት ነው።

ይሄ በምስሉ ላይ የምንመለክተው ብዙ ጊዜ በወታደር ዉስጥ ዉስጥ ከእርሻ ላይ ልናየው የምንችለው ይህም በስያሜው መለዮ ተብሎ ይጠራል። ይህም መለዮ አንድን ነገር ሃሳቡን ስንጨርስ በዬደረጃው እንደየሰው ይለያያል።

በምስሉ ላይ የምንመለከተው የአድስ አበባ ከተማ አስተዳደር ገቢዎች ባለስልጣን ልዩ ምልክት ወይም አርማ ነው። በአርማውም ላይ ደግሞ ፍትሐዊነትን የሚሳይ ሚዛን እንድሁም ርግብ የተለያዩ ነገሮች ይታዩበታል።

ይህ በምስሉ ላይ የምንመለክተው የኢትዮጵያ ምርጫ ቦርድ አርማው ወይም ልዩ ምልክቱ ሲሆን ከልዩ ምልክቱም ላይ የአሻራ ምልክት እንዲሁም ደግሞ ወደ ኮሮጆ የምናስገባብትን ምስል ምሳሌ ይዟል።

በምስሉ ላይ የምንለክተው የጋራ መኖሪያ ቤቶች ሲሆኑ በጋራ መኖሪያ ቤቶቹም ታች ላይ የተለያዩ እጽዋቶች እንድተተከሉ የሚያሳይ ምስል ነው።

በምስሉ ላይ የምንመለከተው መሳሪያ ሲሆን ይህ መሳሪያ አብዛኛውን ስሪቱ ከብረት የተሰራ ነው። ይህም አገልግሎቱ ለመደወል ወይም ደግሞ ጥሪን ለማሰማት ነው።

ይህ በምስሉ ላይ የምንመለከተው መኖሪያ ቤት ሲሆን ይህ መኖሪያ ቤት ከጭቃ የተሰራ መኖሪያ ቤት ነው። ከጭቃ የተሰራው መኖሪያ ቤት በስተመጀመሪያ እንጨት በቀጫጭኑ ይቆም እና ጭቃ ይለጠፍበታል።

ይህ በምስሉ ላይ የምንመለከተው የህብረት ኢንሹራንሰ አክሲዮን ማህበር ልይ ምልክቱ ወይም ደግሞ አርማው ነው። በአርማውም ላይ የሃያ አመት አስተማማኝ አገልግሎት እንደሚሰጥ ነው የሚናገረው የህብረት ኢንሱራንሰ አክሲዮን ማህበር ነው።